በምስሉ ላይ ሶስት ከፍተኛ አመራሮች ይታያሉ ። እነዚህ አመራሮች በምን ስርዓተርክብ ላይ ይገኛሉ ?ለየትኛው አካባቢስ ነው ስልጣን ያላቸው? ስራቸውስ በዋነኛነት ምንድን ነው?

በምስሉ ላይ የምንመለከተዉ ቦታ እጅግ በጣም ሰፊ! ሰማዩ ሰማያዊቱ በጣም የሚያምር አይን የሚይዝ፤ መንገዱ ጥምዝምዝ ያለ በጣም ከባድ መንገድ ነዉ። ግን ያለዉ የአካባቢዉ ሁኔታ ደስ ይላል።

በምስሉ ላይ ሁለት ቀጫጭን እግር ያሏት በጣም ሚያማምር የተለያየ ቀለማት ያጌጠች የምታምር ወፍ ትታያልች ይቺ ወፍ ጭራዋ ወደ ላይ ከፍ ያለ ሲሆን የአፏ ማንቁርት ረጅም ነው እንዲሁም ጥቁር አይኖች አሏት።

በምስሉ ላይ የምንመለከታቸዉ ብረት በብረት እና በእንጨት የተሰሩ ለተለያዩ ግልጋሎቶች የምንጠቀምባቸዉ እቃዎች ናቸዉ? ስማቸዉ ምን ይባላል? እንዲሁም ለምን ለምን ግልጋሎቶች እንጠቀምባቸዋለን?

በምስሉ ላይ የምናያት ሴት፤ ጸጉሯን ሹርባ ተሰርታለች፣ ጆሮ ጌጥ ለብሳለች፣ ከአንገቷ ላይ ደግሞ የተሳለ ስእል ይታያል፣ አይኗን ኩል ተኩላለች፣ እንዲሁም ጥቁር የሞጅ ሹራብ ለብሳለች።

በምስሉ ላይ የምንመለከታቸዉ ሴቶች ግማሾች ተቀምጠዉ ግማሾች እየጨፈሩ ይገኛሉ። እነዚህ የምን አካባቢ ጭፈሬ ነዉ የሚጨፍሩት በእጃቸዉ የያዙት ቅጠልስ ምን ይባላል?

በምስሉ ላይ የምንመለከተው ለምግብነት የምንጠቀምበት ምን ይባላል? ይህንስ ከምን ከምን ልናዘጋጀው እንችላለን?

በምስሉ ላይ የምንመለከተው እጂግ በጣም የሚያምር ለአይንም ለመንፈስም በቃ ለሁሉም ምድብ የሚሆን ደስ የሚል ቦታ ጭስ አባይ ፏፏቴ ነው። ፏፏቴው ጭሱ ሁሉም ቦታው ያምራል። አረንጓዴም መሆኑ በጣም ደስ ይላል።

በምስሉ ላይ ሰዎች እየጨፈሩ ሴትና ወንድ ሆነው እንዲሁም ከጀርባቸው አረንጓዴ ሳር ይታያል። እነዚህ ሴቶች የሚጨፍሩት ባህላዊ ጭፈራ የየት ሃገር ጭፈራ ነው?

በምስሉ ላይ አረንጓዴ ዛፍ ይታያል ፤ ሰዎችም በርቀት ላይ እየሄዱ፣ ቆመውና መንገድ እየተሻገሩ የሚታይ ሲሆን፤ የተለያዩ ህንጻዎችም ይታያሉ።

በምስሉ ላይ የምንመለከታቸው የቤተሰብ አባላት ናቸው። እነዚህ የቤተሰብ አባላት ታዋቂ የሆነ የኢትዮጵያ የፊልም ባለሙያ ነው አባታቸው። ይህ ሰው ማን ይባላል?

በምስሉ ላይ ሁለት ፈረሶች በእንጨት ታስረው ይገኛሉ። እንዲሁም ሰዎች ከኋላቸው እየገፏቸው ይገኛሉ። እነዚህ ፈረሶች በምን ስራ ላይ ይገኛሉ? ይህ የተሰራጨበት የዜና ምንጭስ ምን ይባላል?

በምስሉ ላይ የምንመለከተው ውቅያኖስ ላይ ያለ ሀዋሳ የምትባል መርከብ ናት። ይች መርከብ እጅግ በጣም ግዙፍ ነች። ውሃውም በጣም የሚያምር ቀለሙም ሰማያዊ ደስ ይላል።

ምስሉ ላይ የምንመለከታቸው በርከት ያሉ ሰዎች አንድ ላይ ተሰባስበው ይገኛሉ ::እነዚህ የተሰባሰቡ ሰዎች ምን አይነት ቀለም ያለው ልብስ ልብሰዋል? የምን ሃይማኖት ተከታዮች ናቸው?

ምስሉ ላይ የምንመለከተው ሰፊ አስፖልት ነው። አስፖልቱ ማህል ላይ አረንጓዴ አትክልት ተተክሏል ።እንዲሁም ቀጣይ መውጫ ቱሊ-ዲምቱ ይላል ። ከጎን እና ከጎን ሰፊ ሜዳ ነው ።

በምስሉ ላይ የምንመለከተው በጭማቂ የተሞላ ብርጭቆን ነው ። ይህ ብርጭቆ መያዣ አለው ሎሚ እና ማንኪያ ከታች ቁጭ ብሏል ። እንዲሁም የተለያዩ የፍራፍሬ ጭማቂዎች በአንድ ላይ ሆነው ይገኛሉ ።

ይህችው ውብ ሴት የአካባቢዋን በባህል በሚገልጽ መልኩ የሚያምር የሆነ የሀበሻ ቀሚስ የያዘች እንዲሁም፤ ለተለያዩ እቃዎች ማስቀመጫ የሚሆን እንደ ያዘች በ ተለያዩ ጌጦች ያጌጠች እንዲሁም የፀጉሯ ያንገትዋ ጌጥ እጅግ በጣም ውብ እና የሚያምር ሴት ናት።

በምስሉ ላይ የምንመለከተው አቶ ሰውነት ቢሻው ይባላሉ። የኢትዮጵያ ብሄራዊ ቡድን አሰልጣኝ ናቸው። አረንጓዴ እና ቢጫ ቱታ ለብሰዋል። በልብሳቸው ላይ የኢትዮጵያ ባንዲራ ይታያል። ነጭ ኮፉአ ለብሰዋል።

በምስሉ ላይ ጭቃ የሆነ ወይም ውሀ የተረጨ መሬት እናያለን። እንዲሁም ውሀ የሚረጭ እቃ እናያለን። ለምንድነው ውሀውን እየረጨው ያለው ?ለምንስ በቱቦ አልተረጨም።

በምስሉ ላይ የምንመለከተው አንድ የተጨፈነ አይን ነው የተጨፈነች አይን ኩል ተኩሏል የአይኖ ጭራ ላይ ኩል ተኩሏል እንዲሁም ቅንድብ ነው የሚታየን ።

በምስሉ ላይ በነጭ፣ በጥቁር እንዲሁም አረንጓዴ ፣ ቢጫ፣ ቀይ ቀለም የተቀባ እቃ ይታያል ፤ ይህ እቃ ምን በመባል ይታወቃል? በየትኛው አከባቢስ በብዛት እንጠቀመዋለን?

በምስሉ ላይ የምንመለከተው በርካታ መፈክሮች እና የኢትዮጵያ ባንድራ ያሸበረቀ ሰላማዊ ሰልፍ ነው ፤ በርካታ ሰዎች የተሳተፉበት እና እንዲሁም በርካታ የኢትዮጵያ ባንዲራ ይታያል ።

በምስሉ ላይ የምንመለከተው ድንኻን ሰዎች ከተለያዩ አካባቢ ሲፈናቀሉ የሚያርፉበት ድንኳን ነው። በጣም በሚያሳዝን ሁኔታ በአንድን ድንኳን በጣም ብዙ ሰዎች ናቸው የሚኖሩበት። በጣም በአስቸጋሪ ሁኔታ ነው ጊዜውን የሚያሳልፉት።

በምስሉ ላይ የምንመለከታቸው ሁለት የቆሙ እንዲሁም ሌሎች አፋቸውን በመሸፈኛ ሸፍነው የተቀመጡ ናቸው። እንዚህ ልጆች አንድ አይነት ልብስ ለብሰዋል፤ እነዚህ የተቀመጡት ምን በመባል ይጠራሉ?

በምስሉ ላይ የምንመለከተው በጣም ቆንጆ ፣ ዘመናዊ የሆነች ፣ ለኑሮ የምትመች፣ አረንጓዴ ቆርቆሮ፣ ቡኒ የሚመስል ግድግዳ እና ፊት ልፊቱ ላይ ዛፎች ያሉበትን ቤት ነው።

ይህ ሁለትሺ ሃበሻ የተሰኘ የባህል ምግብ አዳራሽ ነው ፤ እጅግ በጣም ለአይን ማራኪ የሆኑ በተለያዩ የኢትዮጵያ በሚገልጹ ሁኔታ የተሰራ ቤት ነው ፤ የባህል ተወዛዋዦቹ እጅግ በጣም የተዋጣላቸውና ጎበዞች ናቸው።

በምስሉ ላይ የምንመለከተው ሁለት እጆቹ ወደኃላ ሆነው የታሰረ ነው። ትንሽ ይከብዳል ።ሁለቱም እጆቹ ወደኋላ ሆነው ታስረዋል። ትንሽ ከበድ ይላል።

ይህ በምስሉ ላይ የምንመለከተው የቴሌብር አገልግሎት ነው ። በቴሌብር ስንገበያይ ምን ያህል ፐርሰንት ተመላሽ እናገኛለን? እንዴትስ ነው መጠቀም የምንችለው?

በምስሉ ላይ የምንመለከተው አረንገጓዴ ቅጠል እንዲሁም ተቆፍሮ የወጣ እፅዋት አለ ይህ እፅዋት ምን በመባል ይታወቃል? ለምን አገልግሎት እንጠቀምበታለን?

እዉነት ለመናገር ምን አይነት ምግብ እነደሆነ ለመግለጽ ያስቸግራል። ግን ከላዩ ላይ ቃሪያ አለ። ዳቦ አይነት ነገር ይመስላል። ላዩ የተቀባ ዳቦ አይነት ነገር ይመስላል። እንደው ምን እነደሆነ ለመግለጽ አስቸጋሪ ነው።

በምስሉ ላይ የምንመለከተው የአረንጉአዴ ሳር የሚመስል ያለው እፅዋት ነው :: ይህ እፅዋት ምን በመባል ይታወቃል? በምን አገልግሎት የምንጠቀመው የፅዋት ዘር ነው?

በምስሉ ላይ የምንመለከታቸው ስምንት ያህል ሴቶችን ነው። አጎንብሰው አትክልት እየተከሉ ይገኛሉ። የቆሙበት ውሃ ነው የሚተክሉት ደግሞ አረንጓዴ የሆነ ሳር የመሰለ ነገር ነው ።

በምሥሉ ላይ የምንመለከታት አለባበሷ፣ እሷነቷ ሁሉ ለነገሯ ኢትዮጵያዊው የሆነች የእጅ ጌጧ ሁሉን ነገሯ ስነምግባሯ ሁሉ ኢትዮጵያዊነትን የተላበሰች እጅግ በጣም የምንወዳት እጅጋየሁ ሽባባው ነች።

በምስሉ ላይ የምንመለከተው በቆንጆ ዲዛይን በእንጨት ምርት የተሰራ የመመገቢያ ጠረጴዛ እና በዙሪያው ያሉ ወንበሮችን ነው። በጣም ያምራሉ ደስ በሚል ዲዛይን የተሰሩ ናቸዉ።

በምስሉ ላይ የምንመለከተው በጭቃ የተሰራ ቤት ነው ። ይህ ቤት ያረጀ እና የቆየ ቤት ነው ጭቃዎችም እንጨቶች ይታያሉ ጭቃው ረግፎ ማለት ነው ። ምናቸውም ደስ ማይል ቤት ነው ።

በምስሉ ላይ የምንመለከታት ልጅ የሀበሻ ቀሚስ ለብሳለች። በነጭ እና በሰማያዊ እንዲሁም በጥቁር የተሰራ ነው ። ግማሽ ነጭ ግማሽ ሰማያዊ እና ጥቁር ከአንገቶ በላይ ሁለት ጎኖቿ ክፍት ነው ሌሎች ሰዎች ቁመው እያዩአት ይገኛሉ ።

በምስሉ ላይ የምንመለከታቸው በአገር ባህል ልብስ አሸብርቀው እየጨፈሩ ይገኛሉ። እነዚህ ሴት ጨፋሪዎች ናቸው። እጅግ በጣም ያምራሉ። አንድ አይነትና ቆንጆም ናቸዉ።

በምስሉ ላይ የምንመለከተው ሰፊ የሆነ ሜዳማ ተራራም ያለው የተለየ መልካም ምድር ያለው ቦታ ነው። ትንንሽዬ ቤቶችም አሉ። ንጹህ አየር ለማግኘት የሚያገለግል የሚጠቀም ጥሩ ደስ የሚል ቦታ ነው።

በምስሉ ላይ የምንመለከታት ባለ ሶስት እግር ተሽከርካሪ ናት። ደማቅ ቢጫ ቀለምና እንዲሁም ጥቁር ቀለም ያላት ባጃጅ ናት። በጣም ደስ የምትል ዘመናዊ ሆና በር የተገጠመላት ናት ደስ ትላለች።

በምስሉ ላይ የምንመለከታት እጅግ በጣም ዘመናዊና ቀላል በሆነ መልኩ የተሰራች የጫማ መደርደሪያ ናት። ይቺ የጫማ መደርደሪያ በጣም በትንሽ ቦታ ንፁህ ጫማን መያዝ ስለምትችል ደስ የምትልና ዘመናዊ ናት።

በምስሉ ላይ የምንመለከተው የአልፋ ንጹሕ የተፈጥሮ የማዕድን ውሃ ነው። የታሸገ የሃይላንድ ውሃ አለ። እንዲሁም የውሃ ብቸኛ ወኪል አከፋፋይ ይላል። የተጻፈ ስልክ ቁጥርና እንዲሁም ቅድሚያ ለጤናዎ የሚል አለ።

ምስሉ ላይ ስድስት ትላልቅና አንድ ህፃን ልጅ ይታያል አንድ ሰውዬ እንጨት ይዞ ይታያል ተገድፎ ቁሟል። ሌላ አራት ሰዎች ማድጋ ይዘዋል። ህፃኑ ልጅ ከተጫነ አህያ ተሰቅሏል እንዲሁም አንዱ ዱላ ይዞ ጉጩን በአፉይዞ ትክዝ ብሏል።

ምስሉ ላይ የምንመለከተው በጣም ቆንጆ ሁኖ ያደገ የጤፍ ማሳ ነው። ይህ ጤፍ ደስ የሚል አወጣጡ በጣም የሚያምር ነው ።ጥሩ። ዘር ጥሩ ምርት ሚሰጥ የሚመስል ደስ የሚል ጤፍ ነው ።

በምስሉ ላይ የምንመለክተው በመብራቶች፣ በሻማዎች ያሸበረቀ በጣም ደስ የሚል ጸጥ ያለ መንፈስን ለማደስ የሚሆን ለጥምቀት የተዘጋጀ ቦታ ነው። ደስ የሚል ሃይማኖታዊ መንፈስ ያለው ቦታ ነው።

በዚህ በምስሉ ላይ የምንመለከተው በጣም የሚያምር የሆነ ከብር የተሰራ የእጅ አንባር ነው። በጣም ደስ የሚል ጥንታዊ የድሮ የሚመስል ነገር ነው በጣም ደስ የሚል ነው። ያምራል።

በምስሉ ላይ የምንመለከተው ቢባንያ በሚል ርዕስ የተጻፈ መጽሀፍ ነው። እውነት ሀሰት የሚል እዚህ መጽሐፍ ላይ የሚታየው ምስል ምንም ለመግለጽ የተሳለ ነው። የመጽሐፉ ደራሲስ ማን ይባላል?

በምስል የምንመለከተው ስዕል ኢትዮጵያዊነትን በሚያንፀባርቅ በተለያዩ ቀለማት እንዲሁም የተለያየ ገጽታ ያለው ስዕል ነው። ብዙ አይነት መልክ ያለው ሰእል ነው።

በምስሉ ላይ የምንመለከተው ዝጅብልን፣ ማርን እንዲሁም ሎሚን ተጠቅሞ የተሰራ ሻይ ነው። ሻይው በብርጭቆ ተገድቶ ከውስጡ ሎሚ ተጨምሮበታል እንዲሁም የተከተፈ ዝንጅብል ከጎኑ ሁኗል።

በምስሉ ላይ የምንጠቀመው ውሀን ለማጣራት የምንጠቀመው የውሃ ማጣሪያ ነው ጥቁር ቀለም አለው። ይህም የውሃ ማጣሪያ ከላይ የውኃ ማጠራቀሚያ ጃር አለው።

በምስሉ ላይ የተለያዩ ሰዎች ቆመው ከፊታቸው ያለውን ቤት እየተመለከቱ ይገኛሉ። ይህ ቤት ምን በመባል ይታወቃል እንዲሁም የምን እምነት ተከታዮች ቤት ነው?

በምስሉ ላይ የምንመለከተው ሰዎች ቆሻሻ አፅድተው እያቃጠሉ ይገኛሉ አንድ ሰውዬ ቆሞ እራሱም ላይ ጥምጣም ለብሶ ቁሞ እያያቸው ነው ሌላ ሁለት ሰዎች እንጨቱን እያቀጣጠሉ ይገኛሉ ሌሎች ደግሞ ቁመው እያወሩ ናቸው።

በምስሉ ላይ የምንመለከታት ህፃን ፀጉሯ በጣም የሚያምር ረጅም ፀጉር ያላት፤ ፀጉራን ተሰርታ ከታች ደግሞ ዶቃ ጌጥ አድርጋለች፤ ቢጫና ነጭ ዶቃ እንዲሁም ነጭ ቲሸርት ለብሳለች።

ምስሉ ላይ የምንመለከተው ብዙ ጊዜ ወጥ ስንሰራ የምንጠቀመው አትክልት ሲሆን ምን በመባል ይታወቃል?

በምስሉ ላይ የምንመለከተው በውሀ ሰማያዊ ቀለም ያሸበረቀ የባህር ዳር ከነማ አርማ ነው ። ባህር ዳር ከነማ በ 1973 የተመሰረተ የእግር ኳስ ቡድን ነው፤ አሁን ላይ በጥሩ ሁኔታ የሚገኝ ነው እንዲሁም የማልያው ቀለም እጅግ በጣም የማያምርና ደስ የሚል ነው።

በምስሉ ላይ የምንመለከተው በገና ነው ደስ በሚለው አይነት ዲዛይን የተሰራ ነው። በገናው ላይ ከታች ያሉትም ስዕሎች ደስ ይላሉ ስሜት ገላጭ ናቸው። እንዲሁም በገናው ቆንጆ ሆኖ የሚያምር ጥቁር በገና ደስ ይላል።

ምስሉ ላይ ሁለት ሰዎች በስራ ላይ ይገኛሉ። ከነዚህ ሰዎች ጀርባ ቤት ይገኛል። ይህ ቤት ምን በመባል ይታወቃል? በምንስ ነው ሊሰራ የሚችለው?

በምስሉ ላይ በሁለት እግርዋ የቆመች እንሰሳ አለች። የዚች እንስሳ ምን በመባል ትታወቃለች? እና በየት አካባቢ የምትገኝ እንስሳ ናት?

በምስሉ ላይ የምንመለከተው አረንጓዴ እና ቀይ የሆነ የወይን ፍሬ ነው። ይህ የወይን ፍሬ በትንንሽየ ማሸጊያ ታሽጎ ይገኛል::

በምስሉ ላይ ቀይ ቀለም ያለው የአትክልት ዘር ይታያል ትክክል ዘር ምን በመባል ይታወቃል? ለምን አገልግሎትስ እናውለዋለን? እንዴትስ ነው አርገን መጠቀም የምንችለው?

በምስሉ ላይ አንዲት ሴት ጎንበስ ብላ ፣ መቆፈሪያ ይዛ ቆማለች ቀይ እና ነጭ ያለው ልብስ ለብሳለች እንዲሁም ጸጉሩዋን ሹሩባ ተሰርታለች ከጀርባ ዛፎች ይታያሉ እንዲሁም ሳሮች አሉ።

በምስሉ ላይ የምንመለከተው በርከት ያሉ ስፌቶችን ነው። እነዚህ ስፌቶች በተለያየ ቀለም የተሰሩ ናቸው። በአረንጓዴ፣ በቢጫ፣ በነጭ እንዲሁም በቀይ እና ሰማያዊ የተሰሩ ስፌቶች ናቸው።

በምስሉ ላይ የምንመለከታቸው መኪናዎች ምን አይነት ቀለም ያላቸው መኪናዎች ናቸው? እነዚህ መኪናዎች ምን ዓይነት መኪናዎች በመባል ይታወቃሉ? ለምን አገልግሎትስ እንጠቀማቸዋለን?

በምስሉ ላይ የምንመለከተው እንቅልፍ እና እድሜ በሚል ርዕስ የተጻፈ መጽሐፍ ነው። ይህ መጽሐፍ ወደታች አካባቢ የተሳለ ስዕል አለ። ይህ ስዕል ለማመልከት የተሳለ ነው?

ይህ በሀገራችን ታዋቂ ከሆነ ታዋቂ የሙያ ዘርፍ ያለው ሰው ነው። ይህ ሰው በምን ሙያ ዘርፍ ነው የሚገኘው? እንዲሁም ስሙ ማን ይባላል?

በምስሉ ላይ በፀጉር የተሸፈነች ሁለት ወጣ ወጣ ያለ ጥርስ ያላት እንስሳ እንዲሁም አንገቷ ላይ እና ደረቷ ላይ ቀይ የምትታየው እንስሳ የእንስሳትዋ ስም ምን በመባል የእንስሳትዋ ስም ምን በመባል ይታወቃል በየትኛው አካባቢስ እናገኛታለን?

በምስሉ ላይ አረንጓዴ እና ጥቁር የተቀባ እቃ አለ። የእቃው ስም ምን በመባል ይታወቃል? ከምን ከምን ይሰራል? እንዲሁም ምን ለማድረግ እንጠቀምበታለን ወይም ለምን ልንገለገልበት እንችላለን?

በምስሉ ላይ የምንመለከተው የፍራፍሬ አይነት ሲሆን ይህ የፍራፍሬ አይነት የተለያዩ ነገሮችን ለማዘጋጀት ለምሳሌ ጀሶችን ለማዘጋጀት እንጠቀምበታለን ።

ይህ በምስሉ ላይ የምንመለከተው ቃሪያ ለሁለት ሰንጠቀን መሃሉን ሰንጥቀን እንዲሁም የተለያዩ ግብዓቶችን ከውስጡ ጨመረን የምንጠቀመው ምግብ ነው። ይህ የምግብ ዓይነት ምን በመባል ይታወቃል?

በምስሉ ላይ በሚያምር ውበት የተሰራ በር ይታያል። ይህ በር የተሰራበት እቃ ምን ይባላል? ከምን ከምን ተሰራ?

በምስሉ ላይ የምንመለከተው መቀነት የታጠቀች ሴት እና ያደረገችውን ጌጥ ነው። ያደረገችው ጌጥ የምን ጌጥ ነው? ምን አይነት ሆኖ የተሰራ ጌጥ ነው?

በምስሉ ላይ የጭነት መኪና ይታያል ይህ ነጭ ቀለም የተቀባ የጭነት መኪና አቧራማ በሆነ መንገድ ላይ እየሄደ ይገኛል ከጎን እና ከጎኑ ተራራማ የሆነ መንገድ ነው ፥ በጣም አቧራ እና አስቸጋሪ መንገድ ነው።

በምስሉ ላይ የተለያየ መቀመጫዎች እና እንድሁም ሰፋ ያለ ጠረጴዛ ይታያል። ይህ ጠረጴዛ እና መቀመጫ በምንድን ነው የተሰራው?

በምስሉ ላይ የምንመለከተው ጥቁር በጥቁር ቀለም የተሰራ ፅሃያ ዘጠኝ ቁጥር ያለበት ነው። ይህን እቃ ምን ይባላል የተመረጠበትስ እቃ ምንድን ነው? ለምን አገልግሎትስ ይውላል?

በምስሉ ላይ አንዲት ሴት ትታያለች ።ይቺ ሴት የለበሰችው ልብስ የምን አካባቢ ልብስ ነው? ከምንስ ነው የሚሠራው? የልብሱ መስሪያ ምንድነው? እሷስ ምን እያደረገች ትገኛለች?

በምስሉ ላይ በርካታ ሰዎች ይገኛሉ እንዲሁም ከፊት ለፊታቸው ጥቁር ነገር ይታያል። እንዲሁም ሁለት ሰዎች በእጃቸው የያዙት ገመድ ያለው ነገር ምን እንደሆን ይታያል። ገመድ ያለው ነገር ምን በመባል ይታወቃል? ከፊትስ ያለው ጥቁሩ ነገር ምንድነው? ለምን አገልግሎት ይውላል?

በምስሉ ላይ የምንመለከተው ፍቅር እስከመቃብር የሚል መጽሐፍ ነው። ይህ መጽሐፍ ደራሲው ከጎን ይታያል። የዚህ መጽሐፍ ደራሲ ማን ይባላል? በስንት አመተ ምህረት መጽሐፉን የጻፈው?

በምስሉ ላይ የምንመለከተው የማስዋብ ስራ ነው። በነጭ አበባ እንድሁም በነጭ መጋረጃ አለው። ነጭ ወንበሮችም አሉት። ከጠረጴዛው ላይ ብርጭቆዎች ተቀምጠዋል።

በምስሉ ላይ የምንመለከተው የተማሪዎች ምረቃ በዓልን ነው። ይህ ምረቃ በዓል ላይ ጥቁርን ጋውንና ቀይ ሪባን ያለው ልብስ ለብሰዋል። ቢጫ አበባም ይታያል። እንዲሁም አልፎ አልፎ ሰማያዊ ሪባን ያደረጉም አሉ።

ምስሉ ላይ የምንመለከታቸው ባህላዊ ውዝዋዜ ተጫዋቾች ናቸው። ሴቶች ቁመው እየጨፈሩ ይገኛሉ። ወንዶች ደግሞ ከበው እያጨበጨቡላቸው ይገኛል። የሚገኙበት ቦታ ሳራማ እና ሜዳ አካባቢ ነው።

በምስሉ ላይ የምንመለከተው የአተም ቅርጽ ነው። እነዚህ የአተም ቅርጾች ፕሮቶን ኒውትሮን እና ኢሌክትሮን ይባላሉ። ቀይ ቀለሙ ፕሮቶንን ሰማያዊው ኒውትሮኑን እንድሁም አረንጓዴው ኢሌክትሮኑን ይገልጻሉ።

በምስሉ ላይ የምንመለክተው የኢትዮጵያ ጤና ኢንስቲቲዩት አርማ ነው። ከአርማው ዉስጥ አረንጓዴ በአረንጓዴ ቀለም የተሰራ ስእል አለ። የኢትዮጵያ ካርታ ይታያል። ቢጫ መጽሃፍ ተገልጦ ይታያል።

በምስሉ ላይ የምንመለከተው ማህበራዊ መገልገያ የሆነን ቦታን ነው። እናትና ልጅ ቁጭ በለው የተለያዩ ነገሮችን እየተጠቀሙ ይገኛል። ከጎናቸው ሻንጣ ቁጭ ብሏል እንዲሁም የተለያዩ ሰዎች ወንበር ወንበር ይዘው ተቀምጠዋል።

በምስሉ ላይ የምንመለከተው ውሃ አለ። ከውሃው በነጭ ቀለም የተቀባ መንገድ አለ። እንድሁም በጎንና በጎኑ ሳሮች አሉ። እንድሁም የውሃ መሻገሪያ ድልድይ አለ።

ምስሉ ላይ የምንመለከታት የአገር ባህል ልብስ የለበሰች እንድሁም ጸጉሯን የተሰራች ከጸጉሯ ላይ ጌጥ አድርጋለች። እንድሁም አንገቷ ላይ በጀርባዋ በኩል ያለ ጌጥ ይታያል።